የምንመለከተው በድሩ ጊዜ በጣም ታዋቂ የነበረው ተሽከርካሪ ወይም መኪና ጥረቅም ሲሆን በተለያየ ቀለም እና አይነትን ተቀምጦ ማየት እንችላለን ለመሸጥ ነው እየተዘጋ እንደሆነ ወይም ደግሞ ያረጁት ማጠራቀሚያ እንደሆነ መመልከት እንችላለን

ይህ ምስል ዘመናዊ የሆነ ሳሎን ቦታ ሲሆን የሚያሳየን በጣም የሚያምሩ ፈርኒቸሮች ተውበው መመልከት እንችላለን። ብዙ ፈርኒቸር በእንጨት የተሰራ መሆኑንም መመልከት እንችላለን።

በዚህ መሰል ላይ የአዲስ አበባ ወይም ደግሞ ሌላ ከተማ ላይ ሙዝ እየሸጡ የሚያሳየው ሲሆን እነዚህ ሻጮች ደግሞ የሚሸጡ ናቸው ይህም እንዲገዛ እንደሚያስችላቸው።

ከላይ በምስሉ የምንመለከተው አድዋን ስናነሳ ስማቸው የሚጠራው ሁሐት የኢትዮጵያ ጀግና ባልና ሚስት ሲሆኑ ይሄም እቴጌ ጣይቱ እና አፄ ሚኒሊክን አንድላይ ከላይ በምስል ላይ መመልከት ችለናል።

በዚህ ምስል የምንመለከተው የኢትዮጵያ ፌደራል ፓሊሲ ወይም በእንግሊዝኛው ደግሞ የኢትዮጵያ ፖሊሲ ተብሎ የሚጠራውን አርማ ሲሆን መሀል ላይ የኮከብ ምስል ከላይ ደግሞ የሚዛን ምስል መመልከት እንችላለን።

ከላይ በሚሱሌም እንመለከተው በኢትዮጵ የተለመደው እጅግ በጣም ውብ የሆነው የኢትዮጵያ የቡና አዘገጃጀት ሲሆን ይህም ብዙ በልዳም በዚህ ምስሌ ምንመለከተው ብዙ ሲኒያንድ ላይ አድርጋ ለብዙ ሰዎች ተደራሽ ብላ የተደገው እየተፈላ ያለ የብና ዝግጅት እንመለከታለን።